ግብርና ። ግብርና ብለን ከምንጠራቸው ውስጥ የእንስሳት እርባታ ይገኝበታል ይህም በገጠር አካባቢዎች እንደ በቅሎ በሬ ላም ፍየል የመሳሰሉ እና ሌሎች እንስሳቶችን የቤት እንስሳቶችን በማርባት የሚተዳደሩ ገበሬዎች ስላሉ ።

የገጠር መንገድ ወይም ኮሮኮንች። የገጠር መንገድ ወይም ኮሮኮንች የምንለው በገጠር አካባቢ ወይም ደግሞ አስፋልት በሌለበት አካባቢ የሚሰራ የመንገድ አይነት ሲሆን በጣም አስቸጋሪ እና በጠጠሮች በድንጋዮች የሚሰራ የመንገድ ስራ ነው። የገጠር ሰዎች ከቦታ ቦታ ይንቀሳቀሱበታል።

ባህላዊ ህክምና ለምሳሌ ዳማ ካሴ ። ዳማ ካሴ ለምች እና ለጉንፋን እንዲሁም ለራስ ምታት ለመሳሰሉ በሽታዎች በባህላዊ ተጨምቆ የሚሰጥ የባህላዊ መድሀኒት ሲሆን አረንጓዴ ቅጠል ነው ።

ጥበብ እና ባህል የአለባበስ ባህል የአለባበስ ባህል በተለይ በወሎ አካባቢ የሚደረገዉ የአለባበስ አይነት በጣም ልዩ እና በተለይ እናቶች ደግሞ ሀደሬ የሚባል ኩታ በፀገለራቸዉ ላይ የሚያደርጉት የአለባበስ አይነት ነዉ።

ስነ ህንጻ እና ግንባታ ፡ ቪላ ቤቶች፦ ቪላ ቤቶች በከተማ አካባቢዎች የሚሰሩ የቤት ቅርጾች ሲሆኑ በጣም የሚያምሩ እና ባለሃብቶች የሚያሰሯቸው የቤት አይነቶች ናቸው። በጣም ያምራሉ። ሁለተኛ ደግሞ ከፍታ ቦታ ላይ ተድረገው ሊሰሩ ይችላሉ።

ግብርና ለምሳሌ መስኖ፡-መስኖ የምንለው አትክልቶችና የተለያዩ ሰብሎችን ለማልማት የምንጠቀምበት በቦይ ወይም ደግሞ በረድፍ የተተከሉ አትክልቶችን ውሃ ለማጠጣት የምንጠቀምበት የአሰራር ሂደት ነው ።መስኖ ከምን ከምን ሊሰራ ይችላል?

ቡና ቤቶችና መጠጥ ቤቶች ሬስቶራንትና የምግብ አገልግሎት መስጫ ተቋማት። የሬስቶራንትና የቡና መጠጫ ቤት በተለይ በርካታ ሰዎች ምግብ ለመመገብ እና መጠጥ ለመጠጣት ገብተው የሚዝናኑባቸው የተለያዩ ቅርጽ የተሰሩ ቤቶች ናቸው።

ፖለታካ የባለስልጣናቶች የመንገድ ወይም ደግሞ የተለያየ ነገር ምርቃ ፕሮግራም በዚህም ላይ በርካታ ትላልቅ ባለስልጣኖች ተገኝተዉ ሪቫን በመቁረጥ የተለያዩ ንግግሮችን በማድረግ ሊያሳልፉት የሚችሉት በዓል ነዉ።

ማህበረሰብ እና ቤተሰብ ፡- የአገው ማህበረሰብ በጭፈራ ባህሉና እንዲሁም ደግሞ በአለባበስ ባህሉ በጣም የሚታወቅ ሲሆን በጣም የሚያምር የጭፈራ ስነ ስርዓት አላቸው።

ፋሽን፦ ለምሳሌ የአካሄድ ወይም የአረማመድ ፋሽን በተለይ በከተማ ሰዎች ዘንድ በጣም የሚዘወተሩ እና ዘመን አመጣሽ የሆነ ቅርጹን የሚቀያይር የአካሄድ ወይም አረማመድ አይነት ነው።

ጌጣጌጥ የእግር አምባር ። የእግር አምባር በብዙ ሰዎች ዘንድ የተለመደ ባይሆንም በትላልቅ እናቶች ዘንድ ግን እግራቸው ላይ በተለይ ግራ እግራቸው ላይ ሊያደርጉት ይችላሉ ። ከተለያየ ነገር ሊሰራ ይችላል ከብር ከወርቅ እና ከነሐስ ሊሰራ ይችላል ።

አርማ ለምስሌ የፍርድ ቤት አርማ: የፍርድ ቤት አርማ ከሌላው ለየት የሚያደርገው ፍትሃዊነትን የሚያሳይ ሚዛን ያለበት እና በወርቃማ ቀለም የተሰራ ሲሆን እሱም ሰላምን እና ፍትህን ያሳያል::

የባህል ዜና የተለያዩ ባህላዊ ክስተቶ ክዋኔዎች ሲደረጉ የሚዘገብ የዜና አይነት ሲሆን ዜናው በተለይ የባህሉን ማህበረሰቦች ቃለመጠይቅ በማድረግ ሊዘገብ ይችላል።

የቤት እቃዎች፦ የመመገቢያ ሳህን፦ የመመገቢያ ሳህን ከቤት ከላስቲክ እና እንዲሁም ከብረት እቃዎች ሊሰራ የሚችል ቀለል ተደርጎ የሚሰራ ስሆን በክብ ቅርጽ አብዛኛዉን ጊዜ ይሰራል። በሌላም ቅርጽ ሊሰራ ይችላል።

ንግድና ግብይት፦ ለምሳሌ እግዚቢሽን ፡ ኤግዚቢሽን የምንለው በበዓላቶች እንዲሁም በተለያዩ ልዩ ልዩ ፕሮግራሞች ጊዜ የሚዘጋጅ በድንኳን እና በተለታየ እቃዎች ተደርጎ ተዘጋጅቶ ለሰዎች ወደዚያ ቦታ በመሄድ የበአል ግብይት የሚያደርጉበት ቦታ ማለት ነው።

መጓጓዣ እና ተሽከርካሪዎች ለምሳሌ የጭነት መኪና የጭነት መኪና ከኋላ ክፍት ሲሆኑ፤ ቹፌሩ የሚቀመጠው ከፊት ነው። እና የጭነት መኪና በሞተሩ በጣም ትልቅ መሆን አለበት። ምክንያቱም በርካታ እቃዎችን ስለሚይዝ በርካታ ጭነት ስለሚጭን ።እና የጭነት መኪናዎች ከሌሎች ክልሎች በተለየ መልኩ ትልቅ ሆኖ ይታያሉ።

ቡና ቤቶችና ምግብ ቤቶች ለምሳሌ ካፌ ብለን ምንጠራው ከሆቴል በመጠነኛ ሁኔታ ነስ ያለ እና የተለያችን ምግቦችን የመናገኝበት እንዲሁም ሰዎች ከመመገብ በተጨማሪ

ሃይማኖት ለምሳሌ የአይሁድ እምነት የአይሁድ እምነት በጣም ጥንታዊ ከሚባሉት የእምነት አይነቶች አንዱ ሲሆን፤ በኢትዮጵያ በስፋት አይታወቅም። ነገር ግን በሌሎች የዓለም ክፍሎች በርካታ ተከታዮች ያሉት ሃይማኖት ዓይነት ነው።

የጽህፈት መሳሪያዎች እና ዕቃዎች ለምሳሌ እስክርቢቶ ።እስክርቢቶ የተለያዩ ጽሁፎችን ለመጻፍ የምንጠቀምበት፣ ከቀለም የሚሰራ ሲሆን በመስሪያ ቤቶች እና በተለያዩ ተቋማቶች እናገኘዋለን። እስክርቢቶ ከምን አይነት ቀለማቶች ሊሰራ ይችላል?

ተፈጥሮና አካባቢ ለምሳሌ ደን ደን ወይም ጫካ የሚለው በጣም በርካታ እፅዋቶችና ዛፎች ትላልቅ ዛፎች የሚገኙበት በውስጥ ደግሞ የተለያዩ እንስሳቶች የዱር እንስሳቶች ያሉበት ነው። ደን ምን አይነት ቀለም አለው።

ህግ አስከባሪ ለምሳሌ ፖሊስ ፖሊስ በከተሞች እና እንዲሁም በተለያዩ ክፍለ ሀገሮች በሰዎችና በማህበረሰቦች ውስጥ የተለያዩ የህግ ጥሰቶች የተሰጠው ሲከናወኑ ሕግን የሚያስከብር የህግ አካል ነው።

ማስታወቂያ:-ለምሳሌ የውኋ ማስታወቂያ የውኃ ማስታወቂያ የምንለው የታሸጉ ውኋዎች ታሽገው ይሸጣሉ ይኽንንም ለማድረግ ደግሞ ማስታወቂያ ያስፈልገዋል። ምክንያቱም በርካታ ሰዎች ውኋ ስለሚሸጡ ከእነሱ የተለየ መሆኑን ምርታቸውን ለማሳወቅ ሰዎች ውኃውን ሲጠጡ እና እርካታን በሚያሳይ መልኩ ማስታወቂያ ያደርጋሉ።

ማሽኖች የቡና መፍጫ ማሽን ከፍተኛ የኤሌክትሪክ ኃይል የሚፈልግ ክብ እና ከፍተኛ ድምጽ ያለው የማሽን አይነት ሲሆን፤ ቡና በውስጡ በማድረግ ለመፍጨት ያገለግላል።

የቤት እቃዎች ለምሳሌ የመጠጫ ብርጭቆ ወይም ደግሞ ኩባንያ የተለያዩ መጠጦችን እንደ አጥሚት እና ወተት የመሳሰሉ ውሃን ለመጠጣት የሚያገለግል የመጠጫ ዓይነት ነው፤ የቤት እቃ ነው።

አትክልትና ፍራፍሬዎች፦ ድንች፦ ድንች በጣም ተወዳጅ እና ጣፋጭ የምግብ አይነት ሲሆን በወጥ መልክ ተሰርቶ ይቀርባል። ድንች የሚበቅለው ከመሬት ዉስጥ ተቀብሮ ነው፡:

ልዩ ልዩ መሳሪያዎች፦ ሚዛን፦ ሚዛን እቃዎችን ለመመዘን እና ዋጋቸውን ለማወቅ የሚጠቀሙበት በተለይ በሱቆች በወፍጮ ቤቶች እና እንዲሁም እቃ በሚመዘንባቸው ቦታዎች የምናገኘው ነው። እንዲሁም ሰዎችን ለመመዘን ደግሞ በጤና ተቁማቶች እና በመንገድ ላይ ይገኛል።

የቤትና የዱር እንስሳ ለምሳሌ ወፍ ወፎች የዱር እንስሳ ከሚባሉት ሊመደቡ ይችላሉ፤ እና የሚንቀሳቀሱት የሰማይ ላይ ነው። የተለያየ መጠን እና ቀለማት ያላቸው በጣም የሚያማምሩ እንዲሁም ግዙፍ የአዕፍ ዝርያዎች ይገኛሉ።

ሃይማኖት ።ለምሳሌ ጀለብያ በእስልምና ሃይማኖት ዘንድ ወንዶች የሚለብሱት እንደ ቀሚስ አይነት የአለባበስ ስርአት ሲሆን ልብሱ በተለያየ ቀለም ይሆናል። ነገር ግን በአብዛኛው ጊዜ ነጭ ቀለም አለው።

ዜና ለምሳሌ የአዲስ ህይወት የቴክኖሎጂ ዜና ህይወት የቴክኖሎጂ ዜና አዲስ ቴክኖሎጂ ሲመረጡ ወይም ደግሞ አዲስና

ተፈጥሮና አካባቢ ገደል ገደል በተፈጥሮ አደጋ ወይም ደግሞ በተፈጥሮ ከተራራ ላይ የሚፈጠር ዝቅዝቅ ያለ ቦታ ሲሆን ቦታው ላይ ሰዎች ከወደቁ በጣም አደጋ የሚፈጥርና ለእንሣቶች ምቹ ያልሆነ ቦታ ነው።

ጌጣጌጥ ሪቫን አብዛኛውን ጊዜ ሰዎች ስጦታ በሚሰጡበት ጊዜ እና ከሚያሽጉበት እቃ ላይ የሚያደርጓቸው እንዲሁም ደግሞ ፤ሱፍ ልብስ ሲለበስ ከሱፉ ላይ እንደ አላባሽ ተደርገው የሚቀመጡ የጌጥጌጥ የመዋቢያ አይነቶች ናቸው።

ቤትና መኖሪያ ቤት ለምሳሌ የጥበቃ ቤት የጥበቃ ቤት ከፍ ተደርጎ ከሌሎች ቤቶች የሚሰራ ቀላል ባለ እቃ የሚሰራና ለጥበቃ አገልግሎት የሚያገለግል ነው።

አትክልትና ፍራፍሬ ለምሳሌ ብርቱካን፤ ብርቱካን እዛፉ ትልቅ ሲሆን ፍሬው ደግሞ እየበሰለ በሚሄድበት ጊዜና ወደ ቢጫ ቀለም የተቀየረ የሚሄድ ሳይበስል ደግሞ አረንጓዴ ቀለም ያለው እና ትላልቅ ሰፋፊ ቅጠሎች ያሉት የአትክልት አይነት ነው። በጣም ጣፋጭ እና አንዳንድ ቆምጣጣ ሊሆን ይችላል። ብርቱካን በስንት ጊዜ ይደርሳል?

ማህበረሰብና ቤተሰብ ለምሳሌ የወልዲያ ማህበረሰብ ወልዲያ በሰሜን ኢትዮጵያ ክፍል በአማራ ብሔራዊ ክልላዊ መንግስት በደቡብ ወሎ ዞን በሰሜን ወሎ ዞን የሚገኝ ሲሆን በጣም በመከባበርና እና በፍቅር የሚኖር ማህበረሰቦች ያሉበት ከተማ ነው።

መዝናኛና መናፈሻ አረንጓዴ ቦታ እንደ መዝናኛና መናፈሻ ተደርጎ ሊወሰድ ይችላል። ይህም የሆነበት ምክንያት በዙሪያው በጣም በርካታ አበቦች እና የሚያማምሩ እፅዋቶች ተተክለው ስለሚቀመጡ በርካታ ሰዎች ለመዝናናት ወደዛ ስፍራ ይሄዳሉ።

ታዋቂ ሰዎች እና መሪዎች ለምሳሌ አዳነች አበቤ፡- አዳነች አበቤ የአዲስ አበባ ከተማ አስተዳደር ከንቲባ ስትሆን ፤ በጣም በርካታ የኮሪደር ስራዎችን በመስራት ትታወቃለች። አዳነች አበቤ በስንት ዓመተ ምህረት ተመረጠች?

ዜና ለምሳሌ የሰርግ ዜና ፥የሰርግ ዜና በወራቶች በጥር ወራቶች እንዲሁም በበጋ ወራቶች በጣም በበርካታው ሲነገር ወይም በማህበራዊ ሚድያዎች እና በሌሎች የዜና ምንጮች ሲተረክ ይታያል ።

ቡና ቤቶችና ምግብ ቤቶች ለምሳሌ ሬስቶራንት፡- ሬስቶራንት የምንለው የተለያዩ አይነት ምግቦችና መጠጦች የሚገኝበት። ሰዎች ከቤተሰቦቻቸው እንዲሁም ብቻቸውንና ከጓደኞቻቸው ጋር በመሆን በመሄድ ምግቦችን ተመግበው ተደስተው የሚመለሱባቸው የተለያዩ ቤቶች ናቸው ከሆቴል አነስኛ ነው ።

መጓጓዣ እና ተሸከርካሪዎች ለምሳሌ የቤት መኪና የቤት መኪና መጠኑ መካከለኛ እና አብዛኛውን ጊዜ ሰዎች ከመስሪያ ቤት ወደ ቤታቸው እና ከቤታቸው ወደ መስሪያ ቤት እንዲሁም ለመዝናናት ሲወጡ የሚጠቀሙባቸው የመኪና ዓይነቶች ናቸው ።የቤት መኪና ምን ምን አይነት ስም አላቸው።

ዜና:- ሰበር ዜና የምንለው እንደ አርዕስተ ዜና ቀድሞ የሚነገር እና የሞት፣ ተፈጥሯዊ አደጋ እንዲሁም ደግሞ ወቅታዊ ሁኔታዎች ሲፈጠሩ የተዘገበ የዜና አይነት ነው።

ፀጉር:- ከፀጉር አይነቶች ውስጥ ሹሩባ በተለይ በሰሜኑ ክፍል በጣም ሴቶች ወይም ሴት ልጃገረዶች አዘውትረው የሚሰሩት የፀጉር አይነት ሲሆን እንደ ገመድ እየተፈተለ ከፊት ጀምሮ ወደኋላ የሚሰራ የፀጉር አይነት ነው።

መጓጓዣ እና ተሽከርካሪዎች ዳማስ፦ ዳማስ የሚባለው ከባጅጅ ትንሽ ከፍ ያለ አራት ጎማና ነገር ግን ትንሽ ሰዎች የሚይዝ ለቃ መጓጓዣነትም የሚያገለግል የመጓዣ አይነት ሲሆን በአብዛኛውን ጊዜ ሰማያዊ ቀለም ይቀባል።

ማህበራዊ ሚዲያ ለምሳሌ የቲክቶክ ቲክቶክ በቅርብ ጊዜ የመጣ እና በጣም በርካታ ሰዎች አሁን ላይ የሚጠቀሙት የምስል መረጃን የሚያሳይ የማህበራዊ ሚዲያ አይነት ነው። ቲክቶክ በየት አገር ተመሰረተ ወይም ደግሞ በየት ሀገር ይገኛል?

የሱፐርማርኬት ምርቶች ለምሳሌ ቸኮሌት ቸኮሌት በጣም ጣፋጭ እና ለህጻናቶች በተለይ በጣም የሚወዱት የምግብ አይነት ነው። ቸኮሌት በተለያየ ዓይነት ቀለማትና ቅርጽ ተሰርቶ በሱፐር ማርኬቶች ላይ ተሰቅሎ ሊገኝ ይችላል።

የቤት እቃዎች ለምሳሌ ቁም ሳጥን ቁም ሳጥን የተለያዩ እቃዎችን ለማስቀመጥ እና በዋናነት ልብስ ለማስቀመጥ የሚያገለግል ከእንጨት የሚሰራ የቤት እቃ ነው ። የቁም ሳጥን በምን አይነት ቅርፅ ይሰራል?

አትክልትና ፍራፍሬ ለምሳሌ ማንጎ ከትልቅ ዛፍ ላይ የሚገኝ የአትክልት አይነት ሲሆን፤ ማንጎን በጁስ መልክ ወይም ደግሞ ዝም ብለን ከገበያ ገዝተን ልንጠቀመው እንችላለን። ማንጎ ሲበስል ውስጡ ቢጫ ሲሆን፤ ከላይ ደግሞ አረንጓዴ ቀለም አለው። ማንጎ ለሰው ልጆች ምን ጥቅም ይሰጣል?

ፖለቲካ የቃለ መሃላ አገባብ ስነ ስርዓት ይህም ባለስልጣናቶች ወይም ደሞ ወደ ስልጣን አዲስ የሚሾሙ ሰዎች የሚፈጽሙት የቃለ መሃል ስነስርአት አለ። የፍርድ ቤት ባለሙያ ቀርቦ እጃቸውን ከፍ አድርገው ቃለመሀላ ይፈጽማሉ።

ጉዞ ቱሪዝም እና ስደት ለምሳሌ ታሪካዊ ቦታ ጉብኝት ታሪካዊ ቦታ ታሪካዊ ቦታ ለመጎብኘት ሰዎች የተለያየ ቦታ በመምጣት ወደ ታሪካዊ ቦታው ሄደው በዛ ቦታ ላይ ያለውን ነገራቶች ሊመለከቱ ይችላሉ። በኢትዮጵያ ታሪካዊ ቦታዎች የምንላቸው የት የት ናቸው?

ጸጉር በሴትና በወንድ መካከል ልዩነት ሊኖረው ይችላልን? ጸጉር የወንዶች በአብዛኛውን ጊዜ በብዙ ቦታወች የተለመደው በአጭሩ መቆረጥ ሲሆን የሴቶች ደግሞ በደንብ በረጅሙ ማሳደግ ነው። ስለዚህ በዚህ መንገድ ልዩነት አለው።

አርማ የትምህርት ቤት አርማ የትምህርት ቤት አርማ ትምህርት ቤትን ሊያንፀባርቅ በሚችል መልኩ ብሩህ ተስፋን የሚያሳይ የአርማ አይነት ሲሆን ከላዩ ላይ የብርሃንን እና እንዲሁም የሻማ ምስል ሊታይ ይችላል:: ይህም የሚያመለክተው የትምህርትን ተስፋን እና መማር ጥቅም እንዳለው ነው::

የቢሮ ዕቃ የባለ ስልጣን መቀመጫ ወንበር የባለስልጣን መቀመጫ ወንበር በጣም ምቹ ተደርጎ ከሶፋና እና በጣም ከሚመች ማቴሪያል የሚሰራና በጣም ምቹ መቀመጫ ነው እንዲሁም ተንቀሳቃሽ ወንበር ተብሎም ይጠራ::

ጉዞ ወይም ስደት ዘመድ ጥያቀ፤ ዘመድ ጥየቃ በገጠር አካባቢዎች በተለይ በጣም የሚዘወትር የጉዞ ዓይነት ሲሆን ሰዎች እቃ ጭነው ለዘመድ የሚሆን የሚሰጥ ስጦታ ይዘው ሰዎች ለመጠየቅ ካሉበት ሀገር ወደ ሌላ ቦታ ሀገር ይንቀሳቀሳሉ።

ንግድና ግብይት ለምሳሌ እቃ ማሸግናስ ዕቃ አንዱ የንግድ ግብይት አይነቶች ውስጥ ሲሆን ንግድ ያለቁ ወይም ደግሞ ተሰርተው ያለቁ ዕቃዎችን በማሸግና ለሰዎች በማድረስ ገቢ ማግኘት ይቻላል። የንግድ እቃዎች በምን ሊታሸጉ ይችላሉ?

ጉዞ ቱሪዝምና ስደት የሰዎች በተፈጥሮ አደጋ ምክንያት ከቦታ መፍለስ ወይም አካባቢያቸው ሲፈልሱ ወደ ሌላ ቦታ ለመሄድ ያላቸውን ቀና ቤተሰብ ይዘው ሊንቀሳቀሱ ይችላሉ በዚህም እንግልት እና ስቃይ ይደርስባቸዋል።

መጠጦች ለምሳሌ:-ጠላ፤ ጠላ በባህላዊ መንገድ የሚሠራ ከጌሾ አረንጓዴ ቅጠል እና እንዲሁም ከገብስ የሚሠራ ሲሆን በጣም በማህበረሰብ ዘንድ እንዲሁም በተለይ ደግሞ በባእላት ጊዜ በጣም የሚዘወትም ነው። አስካሪ የሆነ መጠጥ ነው።

ስነ-ህንፃ እና ግንባታ ለምሳሌ የሆቴል ግንባታ የሆቴል ግንባታ ለሆቴል ለአገልግሎት አሰጣጥ ምቹ ተደርጎ የሚሰራ ሲሆን በተለያየ መጠን ሊሰራ ይችላል። ለምሳሌ ባለአራት ባለአምስት ባለስድስት እና የተለያዩ ፎቅ ያለው ግንባታ ሊሆን ይችላል። የሆቴል ግንባታ የሚሰሩት ሰዎች እነማናቸው?

ታሪክና መልካም ምድር ዋሻ ዋሻ በመቦርቦር ሊሰራ የሚችል ወይም በተፈጥሮ ተራራ ተቦርቡሮ የሚገኘ የቤት አይነት ብለን መጥራት የምንችለው ታሪካዊ ቦታ ነው።

የቤት እና የዱር እንስሳት ለምሳሌ ፦ አንበሳ ፦ አንበሳ የዱር እንስሳ ሲሆን በጣም አስፈሪና ትልቅ ፣ ግዙፍ የሆነ ሰውነት እና ቁመና ያለው ሲሆን በምስል ሲታይ በጣም የሚያምር ውበትንም ተጎናጽፏል እና ሰዎችን በጣም ይፈሩታል ።

እፅዋት ፦ እፅዋት ለምሳሌ ሳር ፦ ሳር በመጠናቸው በጣም ትናንሽ እና ቀጫጭን መሬት ላይ የሚበቅሉ የእፅዋት አይነቶች ሲሆኑ አረንጓዴ የቀለም ያላቸውና ለእንስሳቶች ምግብነት የሚውል ነው ።እፅዋት ለሰው ልጆች ምን ጥቅም ይሰጣል ?

ፋሽን ለምሳሌ፦ የአመጋገብ ፋሽን፦ የአመጋገብ ፋሽን ልክ እንደ ልብስ ፋሽን ዘመኑና ወቅታዊ ሁኔታወችን ተከትሎ እየተቀያየረ የሚመጣ ሂደት ማለት ነው።

ጥበብ እና ባህል ለምሳሌ ፦ ድራማ እና ቲያትር ስራ ፦ ድራማ እና ቲያትር ስራ የመድረክ ስራዎች ሲሆኑ ሰዎችን በማስደመምና በጣም ከፍተኛ የሆነ የትወና ብቃት በማሳየት ለሰዎች የሚቀርብ የጥበብ ስራ አይነት ነው ።

አትክልትና ፍራፍሬዎች ለምሳሌ ሙዝ ፦ ሙዝ በጣም ቅጠሉ በጣም ሰፊ እና እረጃጅም ሲሆን የኮባ ቅርጽ አለው። ሙዝ ፍሬ በጣም ጣፋጭና ውስጡ ነጭ ከላይ ደግሞ ቢጫ ቀለም ያለው ሲሆን በአብዛኛው በኢትዮጵያ የተለመደ የምግብ አይነት ነው ።

ለምሳሌ የሽመና ሥራ የሸመና ሥራ በገጠር አካባቢዎች እና እንዲሁም በሸመና ባለሙያዎች የሚሠራ ሲሆን የተለያዩ ጥልፎችና ከጥጥ የሚሰሩ ልብሶችን እንደ ጋቢ ኮታና የመሳሰሉ እንዲሁም የበዓል ልብሶችን ለመስራት የምንጠቀምበት የስራ ዘርፍ ነው ::

ትምህርት የጤና ትምህርት ፡-የጤና ትምህርት የምንለው በይበልጥ በሰዎች ጤና ላይ ትኩረትን ያደረገ የትምህርት ዘርፍ ነው።

ሃይማኖት ቆብ በእስልምና እንዲሁም በክርስትና አባቶች ዘንድ የሚደረግ የኮፊታ አይነት ሲሆን አባቶች ከላይ በተለያዩ ቅርጽ ሰርተው ሊያደርጉ ይችላሉ፡፡

ማስጌጥ ለምሳሌ ሰርግ ቤት ማስጌጥ፤ ሰርግ ቤት ማስጌጥ በተለያዩ ንፋፊቶች፣ ሳሮች፣ ነጫጭ ልብሶችና በሚያማምሩ ዕቃዎች በማስዋብ ደስ የሚልና አይምሮውን ልዩ ስሜት የሚፈጥር ዓይነት ገጽታን እንዲፈጥር የማድረግ ሂደት ነው።

የቤት እቃዎች ለምሳሌ ብርጭቆ፤ ብርጭቆ ለውሃ እንዲሁም የተለያዩ መጠጦችን ለመጠጣት የሚያገለግል ከተለያዩ እቃዎች የሚሰራ የፋብሪካ ውጤት ነው። እና በአብዛኛው በብዛት ቤቶች ላይ ይገኛል።

መዋቢያዎችን እና የውበት መጠበቂያ ለምሳሌ የፂም መላጫ። የፂም የመላጫ ከብረት እና እንዲሁም ከጎማ የሚሰራ ሲሆን ጫፉ ላይ ስለት ይደረግበታል ።ትላልቅ ሰወች በተለይ ፂማቸው ቶሎ ቶሎ የሚድግባቸው ሰዎች በብዛት ይጠቀሙታል።

የውበት መጠበቂያ መስታወት፦ መስታዎት ሰዎች ከተዋቡ ወይም ፊታቸውን ከታጠቡና የተለያዩ ቅባቶችን ከተቀቡ በኋላ ፊታቸውና ፀጉራቸውን ለማስተካከል የሚጠቀሙበት እራስን የሚያሳይ ከመስታወት አይነት ነው።

ምግብ ለምሳሌ ዶሮ ወጥ በኢትዮጵያ በጣም ታዋቂ እና በጣም ተወዳጅ የሆነ የምግብ አይነት ነው። የሚሰራውም ከዶሮ እና እንቁላሏ ሊደረግበት ይችላል። ዶሮ ወጥ ምን ዓይነት ቀለም አለው?

ጌጣጌጥ የጆሮ ጌጥ የጆሮ ጌጥ ከወርቅ፣ ከብር፣ እና ከነሃስ ሊሰራ የሚችል እና ክብ ቅርጽ እና የተለቱ ቅርጾች ያሉት ሲሆን ሴቶች ናቸው የሚያደርጉት አንዳንድ ወንዶችም እንደ ፋሽን ሊጠቀምበት ይችላሉ።

ፀጉር ለምሳሌ የፌድ ፀጉር፤ ፌድ ፀጉር አቆራረጥ ጸጉር አቆራረጥ ፌድ የሚቆረጡ ሰዎች ወይንም ደሞ ዘመን አመጣሽ የሆነ ያቆራረጥ ቅርጽ ሲሆን ከላይ ጸጉርን በማሳደግና ጎን እና ጎኑን ደግሞ ሙሉ በሙሉ በመላጨት የሚደረግ የፀጉር እስታይል።

የሱፐርማርኬት ምርቶች ለምሳሌ የፓስታ በብዙኃኑ የሕዝብ ሰዎች ዘንድ ተቀባይነት ያለው እና አብዛኛውን ጊዜ ለቁርስ ለምግብነት የሚውል ከስንዴ ዘለላ የሚሰራ የምግብ አይነት ነው ። ፓስታ በምን ያህል ጊዜ ይደርሳል?

ታዋቂ መሪዎችና አባቶች መለስ ዜናዊ መለስ ዜናዊ የኢትዮጵያ ጠቅላይ ሚኒስቴር የቀድሞ የነበሩ እና አሁን ላይ በህይወት የሌሉ በጣም በማህበረሰቡ ዘንድ ተወዳጅነት ያተረፉ በንግግራቸው በጣም ብዙ ሰዎች ያስደመሙ የድሮ መሪ ነበሩ።

መዋቢያዎች እና የውበት መጠበቂያ ፦ ሎሽን ፦ ሎሽን ለሰውነት ውበትን የሚሰጥና ሰውነትን የሚያለሰልስ ውበት መጠበቂያ አንዱ አይነት ሲሆን በተለያዩ ፋርማሲዎች እና ሱቆች ሊሸጥ ይችላል ።

ማኀበረሰብና ቤተሰብ ለምሳሌ የወላይታ ማህበረሰብ የወላይታ ማህበረሰብ በደቡብ ክልል የሚገኝ ማህበረሰብ ሲሆን የራሱ የሆነ ባህል እና ትውፊት ያለው ሲሆን ማህበረሰብ ነው። የወላይታ ማህበረሰብ ከሚያሳያቸው ባህሎች ውስጥ የተወሰኑትን ጥቅስ?

የሱፐር ማርኬት መርትች ለምሳሌ የታሸገ ዳቦ ሱፐርማርኬት ውስጥ በማጣፈጫ ቅመሞች ተሰርቶ ሊሸጥ ይችላል እና በተለያዩ የሚያምሩ ቅርፆች ይሰራል።

የሱፐር ማርኬት ምርቶች ብስኩትና መሳይ ኩኪሶች ብስኩትና ኩኪሶች በሱፐር ማርኬት ውስጥ በተለያዩ ፔስታል ታሽገው ይሸጣሉ። እና በርካታ ሰዎች ይገዟቸዋ። እንዲሁም ህፃናቶች ይገዟቸዋል።

የሱፐር ማርኬት ምርቶች ለምሳሌ ጁስ፦ ጁስ ከተለያዩ አትክልትና ፍራፍሬወች የሚሰራ አና በፕላስቲክ ታሽጎ በሱፐር ማርኬት የሚሸጥ የመጠጥ አይነት ሲሆን ለሰው ልጆች የተለያየ ጥቅም ይሰጣል። ጁስ ከምን ከምን አይነት ፍራፍሬወች ሊሰራ ይችላል?

ልዩ ልዩ መሳሪያዎች የሰዓት መቆጣጠሪያ የሰዓት መቆጣጠሪያ በቢሮዎች እና በተለይ በሰዓት በጣም አስፈላጊ እና ወሳኝ በሚሆኑባቸው ቦታዎች ላይ በትንሽ ቦታዎች ላይ የምናገኘው ልዩ መሳሪያ ነው። ይህም ሰዓታችንን በስነ ስርዓት ለመቆጣጠር ያገለግለናል።

ማህበረሰብ እና ቤተሰብ ፦ለምሳሌ በአንድ የገጠር ቤት ውስጥ የሚኖሩ ቤተሰቦች በዚህ ቤተሰብ ውስጥ እናት አባት ልጆችና እንዲሁም ሌሎች የቤተሰብ ውስጥ የሚካተቱ ዘመዶች ይገኙበታል። ቤተሰብ ለመባል ቢያንስ መሆን አለባቸው?

የቤት ዕቃወች ማንኪያ ማንኪያ ከቤት እቃ የሚመደብና በተለይ እንደ ፓስታ እና መኮረኒ የመሳሰሉ ነገሮችን ለመመገብ የሚያገለግል የቤት እቃ አይነት ነው።

ጌጣጌጥ ለምሳሌ ንፋፊቶች ንፋፊት ብለን የምንጠራቸው ከሱቅ ገዝተን በትንፋሽ ነፍተን ከቤቶችና ከተለያዩ ፕሮግራሞች ላይ የምንሰቅላቸው የማስዋብያ ጌጣጌጦች ናቸው። እነዚህም ለምናስዉበው ቦታ ከፍተኛ የሆነ ዉበትን ይሰጡታል።

ጉዞ ፣ ቱሪዝም እና ስደት ለምሳሌ የበረሃ ላይ ጉዞ ፦ የበረሃ ጉዞ በጣም አየሩ አስቸጋሪ እና ሙቀት ያለበት ስለሆነ ሰዎች በጣም በርካታ ስንቅ እና እንዲሁም ውሃ ያስፈልጋቸዋል። የበረሃ ላይ ጉዞ ቀለል ያለ ልብስ ተለብሶ የሚደረግ የጉዞ አይነት ነው ።

መጓጓዣ እና ተሽከርካሪዎች ፈረስ የባህላዊ መጓጓዣ አይነት ሲሆን ሰዎች ከፈረሱ ላይ ወጠዉ እየጋለቡ ከቦታ ቦታ ይንቀሳቀሱበታል። እንዲሁም ሌሎች ስንቆችን እና እቃዎችንም ጭነዉቀት ሊሄዱ ይችላሉ። ፈረስ ልክ እንደ በቅሎ ሌሎች እቃዎችን ጭኖ ከቦታ ቦታ ሊቀሳቀስ ይችላል።

የቤት እቃዎች ጎድጓዳ ሳህን ጎድጓዳ ሳህን ምግብ አጥቅሶ ወይም ደግሞ ምግብ ሊታሰርበት የሚችልበት እና ለምሳ እና ለተለያዩ ነገራቶች ምግብ ይዞ ለመውጣት የሚጠቀሙበት የቤት እቃ አይነት ነው።

መጓጓዣና ተሽከርካሪ ለምሳሌ ብስክሌት ከሌሎች በጣም አነስተኛ ሁለት ጎማ ያላት ያለ ሞተር የምትሰራ ሰዎች በቀላሉ ሊንቀሳቀሱባት የሚችሉ የመጓጓዣ አይነት ናት።

ኤሌክትሮኒክስ የእጅ ስልክ፦ የእጅ ስልክ ሩቅ ያሉ ሰዎች ጋር ለመገናኘት ወይም ለመደዋወል የሚያገለግል የተለያዩ ጹሁፎችን እና ፎቶዎችን ለማግኘት የሚያገለግል የኤሌክትሮኒክስ መሳሪያ ሲሆን በኤሌክትሪክ ቻርጅ የሚሰራ ነው።

ታዋቂ መሪዎችና አባቶች ለምሳሌ ጠቅላይ ሚኒስቴር ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስቴር ሲሆን በኢትዮጵያ በጣም ታዋቂ እና በጣም በሰወች ዘንድ ተቀባይነት ያለው ጠቅላይ ሚኒስተር ነው ። ዶክተር አብይ አህመድ የት ተወለደ?

አትክልት እና ፍራፍሬ ለምሳሌ ዘይቱ የሚባለዉ በጣም ጣፋጭ እና ዉስጡ በርካታ ትናንሽ ፍሬዎች ከላይ የቆዳ ቀለሙ ሲታይ አረንጓዴ የመሰለና ዉስጡ ወደ ነጭ የወሰደዉ በጣም ጣፋጭ የአትክልት አይነት ነዉ።

መሰረተ ልማት ለምሳሌ ፊት ለፊት ዉኃ :- ዉኃ አንዱ የሰዉ ልጅ መሰረታዊ ፍላጎት ስለሆነ መንግስት በተለይ በገጠር አካባቢዎች ዉስጥ ዉኃ እጥረት በሚያጋጥምበት ቦታዎች ላይ ቡናዎችን በመትከል የዉኃ እጥረትን ለመቅረፍ የሚሰራዉ የመሰረተ ልማት አንዱ አይነት ነዉ።

ቤትና መኖሪያ ቤት ለምሳሌ ሳር ቤት ሳር ቅጠል ተሰብስቦ እሱ በትልቁ የሚሠራ የቤት ዓይነት ሲሆን በተለይ በገጠር አካባቢዎች ጎጆ ቤት ተብሎ ተብሎ በመጠራት በጣም ከፍተኛ እንደ መጠለያነት ያገለግላል።

ትምህርት ለምሳሌ ቅድመ መደበኛ ትምህርት ቅድመ መደበኛ ትምህርት የምንለው ተማሪዎች ህፃን እያሉ ወደ መደበኛ ትምህርት ማለትም ከአንደኛ ከፍል ጀምሮ ከመግባታቸው በፊት ትምህርት ቤቱን እንዲላመዱትና ህፃናቶች አዕምሯቸው እንዲበስል የሚገቡበት የትምህርት ዘርፍ ነው።

ጥበብና ባህል የጎጃም ባህል የጎጃም ባህል በጣም የሚያምር የተለያየ የጭፈራ አይነት እንደ አዝንበው እርግጠው አይነት የጭፈራ አይነቶች ያሉትን በጣም ውብ ባህል ነው።

ጉዞ ቱሪዝም እና ስደት የአውሮፕላን ጉዞ ትንሽ አስፈሪ እና ለምንቀሳቀስ ምቹ ያልሆነ ሲሆን ይህም የሆነበት ምክንያት አውሮፕላኑ የሚጓዘው በሰማይ ላይ ስለሆነ ነው።

መሠረተ ልማት ለምሳሌ የጤና መስጫ ወይም የጤና መስጫ አገልግሎት መስጫ ተቋም በዚህ ተቋም ውስጥ ሰዎች ሲያማቸው ህክምና ይወስዳሉ ። በአገልግሎት መስጫ ተቃም ውስጥ ዜና አገልግሎት መስጫ ተቋም ውስጥ ዶክተሮች ምን አይነት ህክምና ይሰጣሉ ?

መሠረታዊ አገልግልግሎት ለምሳሌ ዩኒቨርሲቲ ለማህበረሰቡ እና በዋናነት ለተማሪዎች የመሠረታዊ አገልግሎት ይሰጣል የሚሰጠው የመሰረታዊ አገልግሎት አይነት ትምህርት ሲሆን የተለያዩ ጥቅማ ጥቅሞችን ሊሰጥ ይችላል።

ታዋቂ ሰዎች ለምሳሌ ኃይሌ ገ/ሥላሴ:- ኃይሌ ገ/ሥላሴ በኢትዮጵያ የሩጫ አለም ዉስጥ ከፍተኛ የሆነ ተሳትፎ ያደረገና በጣም በርካታ ወርቆችን እና የተለያዩ ሽልማቶችን ያገኘ በጣም ባለሀብት አሁን ላይ የሆነ እና የኢትዮጵያ ሩጫ ፌዴሬሽን ዋና መሪ የሆነ ሰዉ ነዉ።

ጫማዎች ሽፍን ጫማ:- ሽፍን ጫማ ብለን የምንጠራዉ ልክ ከቆዳ እና ከተለያዩ ሌዘር ነገሮች የሚሰራና ከጎማ ሊሰራ የሚችል ሙሉ የእግራችንን የላይኛዉ ክፍል እና የታችኛዉን ክፍል ሸፍኖ የሚይዝ የጫማ አይነት ነዉ።

አትክልትና ፍራፍሬዎች ፦ ቲማቲም ፦ ቲማቲም በጣም ተፈላጊ እና ለጤና ጥሩ የሚባል የአትክልት ዓይነት ሲሆን ከወጥ ላይ እንዲሁም ከተለያዩ የአትክልት ቅንብሮች ላይ ለመጨመር እንደ ምግብ ብቻውን ባይበላም ማባያ ተደርጎ ይወሰዳል ።

መጽሐፍት መፅሄትና ጋዜጣዎች ለምሳሌ ዙበይዳ አጭር ልቦለድ የትረካ መጽሐፍ፦ ዙበይዳ በምትባል አንዲት ካራክተር ላይ ያጠነጠነ እና በሷ የህይወት ታሪክ ላይ የተመሰረተ የድርሰት አይነት መጽሐፍ ነው። ዙበይዳ ደራሲው ማን ነው?

ምሳሌ ማህበረሰብ እና ቤተሰብ የንግድ ማህበር የንግድ ማበር በቡድን ታደራጅተው ንግድ የሚያከናውኑ ወይም የሚፈጽሙ ሰዎች ስብስብ ነው። የንግድ ማህበራቶች በምን በምን አይነት ቦታዎች ሊቋቋሙ ይችላሉ?

ማስጌጥ ለምሳሌ አንድን ምርት ለማስጌጥ አንድን ምርት ከሌሎች ቀድሞ እንዲሸጥልንና ተፈላጊ እንዲሆን በተለያዩ የማስጌጫ አይነቶች ልናስጌጠው እንችላለን ። ማስጌጥ ምን አይነት ጥቅም ይሰጣል ?

ግብርና ምሳሌ እርሻ እርሻ በገጠር አካባቢዎች እንሰሳቶች የሚደረግ የሰብል ማልማት ሂደት ሲሆን እርሻ በተለያዩ ወቅቶች የሚደረግ የሰብል ማልማት ሂደት ነው። እርሻ የሚያከናውኑ ሰዎች ምን አይንት ሰዎች ናቸው?

ጫማዎች ለምሳሌ፦ ቡትሽ ጫማ ቡትሽ ጫማ የምንለው በብርድ እና በውሀ እንዲሁም በክረምት ሰዓቶች ሰዎች ለብሰዋቸው የሚወጧቸው ከብርድ እና ከውሀ ለመከላከል የሚያገለግል የጫማ አይነት ነው። ቡትሽ ጫማ ከምን ይሰራል?

መሰረተ ልማት ለምሳሌ ትምህርት ቤት፦ ትምህርት ቤት ህጻናት ጀምሮ እስከ አዋቂዎች ወደ ትምህርት ቤት በመሄድ ትምህርት የሚማሩበት ተቋም ሲሆን ትህምርት ቤት በስንት ደረጃዎች ተከፋፍሎ ይቋቋማል?

ምግብ ለምሳሌ ሽሮ ሽሮ በኢትዮጵያ በጣም የተለመደና የኢትዮጵያ ባህላዊ ምግብ ሲሆን ከተለያዩ ግብዓቶች ሊሰራ ይችላል እነዚህም ከሽንኩርት ከተለያዩ ሽሮናበርበሬ ተቀመሞ ሊሰራ ይችላል ሽሮ በየትኛው አካባቢ በጣም ተለምዷል

ዜና ለምሳሌ የመሬት መንቀጥቀጥ አደጋ ዜና በጣም አስቸኳይና በወቅታዊ ሁኔታ ላይ የተመሰረተ የዜና አይነት ሲሆን የመሬት መንቀጥቀጥ አደጋ ሲ፥ ከሰት ሰዎች ያንን ለመዘገብ የተለያዩ ሚዲያዎች ይጠቀሙ ይችላሉ። የመሬት መንቀጥቀጥ አደጋ በምን ሚዲያዎች ይቀርባል?

እፅዋት ለምሳሌ ፅድ አረንጓዴና በጣም ቀጫጭን ቅርፅ ያለዉ ወይም ደግሞ ቀጫጭን ፍሬዎች ያሉት የእፅዋት አይነት ነዉ። ፅድ በምን አይነት አየር ሁኔታ ሊበቅል ይችላል?

ሙዚቃ ለምሳሌ አምባሰል የሙዚቃ ስልት አምባሰል የሙዚቃ አይነት የምንለዉ በሰሜን የኢትዮጵያ ክፍል በብዛት የሚገኝ የሙዚቃ አይነት ሲሆን በዉስጡ የተለያዩ ዜማዎችን ይዟል። አምባሰል የሙዚቃ ቅኝት ስንት ቅኝቶች አሉት?

ቤትና መኖሪያ ቤት ምሳሌ ጎጆ ቤት ከሳሪ የሚሰራ በቅርጽ የሚሠራ የቤት አሰራር ቅርጽ ያለው ሲሆን፥ ለተለያዩ መዝናኛ ቦታዎች እና መናፈሻ ቦታዎችላይ ሊሰራ ይችላል ።ጎጆ ቤት ለምን ለምን አላማ ይውላል?

ምግብ ለምሳሌ ምስር ወጥ ምስር ወጥ ከምስር ፍሬናተለያዩ ከሽንኩርት እና ከተለያዩ ግብአቶች ይሰራል በኢትዮጵያ በጣም ተወዳጅና ተፈላጊ የምግብ አይነት። በየትኛው የኢትዮጵያ ክፍል የተለመደ ነው?

የቤት ዕቃዎች ለምሳሌ ድስት ድስት ወጥ ለመስሪያነት የሚያገለግል ከቆርቆሮ ወይም ደግሞ ከብረት አይነት የሚሰራ እቃ ነው ።ድስት ገመና ዓይነት መጠን ወይም ደግሞ በምን አይነት ቅርጽ ሊሰራ ይችላል።

ታሪክና መልክዓ ምድር ለምሳሌ የፋሲል ግንብ የፋሲል ግንብ በጎንደር ከተማ የሚገኝ በጣም ታሪካዊ እና በአፄ ፋሲለደስ የተሰራ እንደሆነ የሚነገርለት ጥንታዊ የአሰራር ቅርጽ ያለው ነው። ብዙ ሰዎች ለመጎብኘት ወደዛ ይሄዳሉ። አጼ የፋሲለደስ በስንት ዓመተ ምህረት ነበር ?

ጫማዎች ለምሳሌ ነጠላ ጫማዎች ነጠላ ጫማዎች ከላይ ክፍት እና በተለያይ ኣይነት ማሰሪያ ወይም ማያያዣ አይነቶች የሚሰሩ ሲሆን፤ አብዛኞቹ ከታች በጎማ ይሰራሉ እና ለዘወትር የሚደረጉ የጫማ አይነቶች ናቸው። ነጠላ ጫማዎች ምን አይነት ቀለማት ይኖራቸዋል?

ማስታወቂያ ለምሳሌ የጫማ ማስታወቂያ የጫማ ማስታወቂያ በውስጡ የጫማውን አይነት ከሌሎች ጫማዎችየሚለይበትንና ጫማው ምንምን አይነት ቅርጽና ሁኔታ እንዳለው በምስል አካቶ ሊይዝ ይችላል የጫማ ማስታወቂያ ለምን ማስታወቂያ አስፈለገው ወይም ደግሞ ምንድነው ጥቅሙ

የቤትና የዱር እንስሳ ለምሳሌ ዶሮ ዶሮ የቤት እንስሳ ሲሆን ለምግብነት ታርዶ ሊበላ ይችላል፣ እንቁላል በመጣል እንቁላሉ ደግሞ ለሰዎች ለምግብነት ይውላል። ዶሮ ጫጩቶችን ይፈለፍላሉ። ዶሮ በስንት ጌዜ ጫጩት ሊፈለፍል ይችላል?

ሀይማኖት ለምሳሌ ክርስትና ሃይማኖት ክርስትና ሃይማኖት በኢትዮጵያ በጣም በርካታ ተከታዮች ያሉት ሲሆን በእስራኤል ሃገር ደግሞ ይበልጥ በጣም ታዋቂ እና ሀይማኖታዊ ምንጭ ያለው ነው። የክርስትና ሃይማኖት መቼ ተጀመረ?

ግብርና ለምሳሌ ጤፍ አጨዳ፤ ጤፍ አጨዳ የሚባለው ጤፉ ተዘርቶ ለመታጨድ ሲደርስ ወይም ደሞ መሰብሰብ ሲደርስ ሰዎች ተሰብስበው በማጨድ ሰብስበው ይከምሩታል፤ ያ ጤፍ አጨዳ ይባላል። ጤፍ አጨዳ እምናይነት ሰዎች ሊከወን ይችላል?

ግብርና ለምሳሌ እህል ዉቂያ እህል ዉቂያ የምንለዉ ለምሳሌ እህሎች ደርሰዉ ከተሰበሰቡ በኋላ ፍሬዉን ወይም ደግሞ ምርቱን የተጣራ ምርት ለማግኘት በእንስሳቶች በማዞር ተሰቅስቦ እህሉ እየተራገበ የሚከወን የእህል ስብሰባ አይነት ነዉ። እህል ዉቂያ ምን ያክል እንስሳቶች ያስፈልጉታል?

አትክልትና ፍራፍሬዎች፦ ለምሳሌ ሀብሀብ፦ ሀብሀብ በጣም ውሀ በጣም አዘል የሆነ ውስጡ ቀይ ከላይ ደግሞ አረንጓዴ ያለው ቀለም ያለ በመጠኑ ከፍ ያለ እና በጣም ጣፋጭ ልብ የሚታረካ የአትክልት አይነት ነው። ሀብሀብ በምን ጊዜ ይደርሳል? በምን ያህል ጊዜ ይደርሳል?

የጫማ አይነቶች ለምሳሌ ጎንጎ ጫማ አሁን ላይ በመጥፋት ያለና በፊት ላይ በብዙሃኖች ዘንድ ተቀባይነት ያለው በገጠር አካባቢ የሚለበስ የጫማ አይነት ሲሆን ጎንጎ ጫማ ከምን ይሠራል?